በምሥሉ የምንመለከተው ሶስት ሚስማሮች ሲሆኑ ፤ ሚስማር ምንው አንድን እቃ ከሌላ እቃ ጋር አጣብቆ ለመያዝ የምንጠቀምበት ነው። እንደዛም ለማድረግ መዶሻ እንጠቀማለን ለመንቀልም መዶሻን ነው የምንጠቀመው።

በምስሉ ላይ የምንመልከተው በኢትዮጵያ በጣም ተወዳጅ የሆነ ምግብ ነው። እሱም ዶሮ ወጥ ፤ ዶሮ ወጥ ከእንቁላል ጋር በጣም የሚጣፍጥ፣ በጣም የሚያምር ፣የሚያስጎመጅ ምግብ ነው ተመገቡልኝ።

በምስሉ ላይ የምንመልከተው አማን ዲጊታል ማስታወቂያ ሲሆን ፤ የማስታወቂያ ዲጂታል የሆኑ ማስታወቂያዎችን በአማን እንድናሰራ እና ፈጣን አገልግሎት እንደምናገኝ ለማሳየት የተጠቀመው የማስታወቂያ ፎቶ ነው።

በምስሉ ላይ የምንመለከተው ሸንኮራ አገዳወች እስር ሲሆን ሸንኮራ አገዳ ብሎ ማለት እንደ ግሉኮስ ብዙ እንደ ስኳር ጣፋጭ የሆኑ ለማምረት የምንጠቀመው ዕፅዋት ነው።

በምስሉ ላይ የምንመለከተው የመሰረተ ልማት ሲሆን የኢትዮቴሌኮም ወይም የሳፋሪኮም ታወር ሲሆን፤ ይህ ታወር ሞገዶችን በመሳብ ለመደዋወል ፣ ኢንተርኔት ለማግኘት የሚያስችል ነው።

በምስሉ የምንመለከተው ዕጽዋት በጣም ብርቱካናማ ከለር ያለው ሲሆን ለቤታችን ውበት የሚሰጥ ዕጽዋት ነው። ይህ ዕጽዋት ከቤታችን ባይኖር ለአየር ብክለት እንዴት እንጋለጥ ይሆን?

በምሥሉ ምንመልከተው ዕፀዋት ሲሆን ፤ይህ ዕፀዋት አረንጓዴ ቀለም ያለው ሲሆን፤ በሰማያዊ የሆነ ፌስታል ለብሷል ይፈታል። ጥቅሙ ከፀሐይ ብርሃን ለመከላከል ይመስላል።

በምስሉ የምንመለከተዉ በጣም ጣፋጭ ምግብ ሲሆን ይህም ጨጨብሳ በቅቤ የተሰራ አንቁላል ነዉ። በዉስጡም ከአጠገቡም አዋዜ ነገር የተዘጋጀ ነዉ። ያህን ነክሮ መመገብ ነዉ። ሰሀኑም በጣም ያብረቀረቀ ነዉ። ከምስሉ እንደምንረዳዉ።

በዚህ ምሽል ላይ የምንመለከተው የንግድ እና ግብይት ሲሆን እነዚህ በምስሉ ላይ የምንመለከታቸው ከአምስት በላይ የሆኑ ሰራተኞች ወንድ ሰራተኞች ይህን የሸማ እቃ ስራ እየሰሩ ይገኛሉ። የሸማ እቃ ስራ ግን በዘመናዊ መልኩ ነው።

በምስሉ ላይ የምንመለከተው ግንደ ቆርቁር የምንለው ሲሆን ይህ የዱር እንስሳ የሆነው ወፍ ግንድን መቆርቆር እና ቤት ማዘጋጀት ነው የእሱ ኃላፊነት ማለት ነው ።

በምስሉ ላይ የምንመለከተው አገው ቆንጂት ሚስ አገው ተብላ ተሰየመችው ነች። እሷም በጣም ቆንጆ እና ባህልዋን የሚገልጽ ነገር ለመልብስ እና ለማስተዋወቅ ሞክራለች።

በምስሉ ላይ የምንመለከተው ማስዋብና ማስኬድ ሲሆን ፤አበባ የብዙ ነገሮች ውስጥ መግለጫ ነው እና ነጭ አበባ ከአረንጓዴው ጋር በመቀላቀል ይህን ቤት ሊያስተምሩ ችሏል።

በምስሉ ላይ የምንመለከተው ሁለት ጥንዶች ጋብቻቸውን እየፈጸሙ የተነሱት የመስክ ፎቶ ነው።

በምስሉ ላይ የምንመለከተው ጎጆ ቤት የሚባል ሲሆን ከአስፓልት ዳር አጠገብ የሚገኝ ሲሆን በኢትዮጵያ ገጠመው ማበረሰብ የሚገኝ የቤት አሰራር ነው። እሱም ሶስት ማእዘንና ጭድየተነሳበት ነው።

በምስሉ ላይ የምንመለከተው ጻኑ ሙዚቃ ደመጠ ሲጨፍር የሚያሳይ ሲሆን ከጀርባውም ቀይ ቀለም ግርግዳ እንዳለ ያሳየናል።

በምስሉ ላይ የምንመለከተው ቡና ቤቶችና ምግብ ቤት ሲሆን ከፊትለፍት ቡና እያፈላች፤ ውስጥ ደግሞ ቡና ቤትና መጠጥ ቤት ነው።

በምስሉ ላይ የምንመለከተው የንግድ ሚኒስትር በአስራዘጠኞቹ ቤቶች የሚያመለክተን የታሪክ እና መልካም ምድርን የሚያሳይ ፎቶ ነው።

በምስሉ የምንመለከተው አርእስተ ዜና ህዳሴ ግድብ በአማራ ሜድያ ኮርፖሬሽን የሚቀርብ እና ከአጠገቡም ሴት በምልክት ቋንቋ የምታስረዳ።

በምስሉ ላይ የምንመለከተው ሰፌድ እና ሰፌዱን ከመስራት የምንጠቀምባቸው እንደሰበዝ እና ሌሎች ግባቶችን እንጠቀማለን። እነዚህን ዉብ የሆነ ሰፌዶችን ለመስራት እና ከዚህ ላይ ሌላ የምንመልከተው ሲኒዎችን እንመለከታለን። ሌላ በርጩማ እንመለከታለን።

በምስሉ ላይ የምንመለከተው የኢትዮቴሌኮም አርማ ሲሆን ኢትዮ ማለት ኢትዮጵያን ለማሳዬት ሲሆን ቴሌ ርቀትን ለማሳየት የተጠቀሙበት ነው። ኮም ደግሞ ኮሚኒዩኬሽንን ለማሳየት የተጠቀሙበት አርማ ነው።

ከምስሉ የምንመለከተው ወጣት የጎጃም ሰው መሆኑ ያስታውቃል። ምክንያቱም ቁምጣው አረንጓዴ ሲሆን ከላይ እየተጠቀመው ያለው ስትራይፕ ያለው ፎጣ ናት። እሷ ጎጃሜነቱን በደንብ ታሳብቃለች።

በምስሉ የምንመለከተው ወፍ በብዙ ያሸበረቀ እና በብዙ ቀለሞች ያማረ የአዕዋፍ ዘር ነው። ይህ አእዋፋ ውሃ አጠገብ እንዳለ ያስታውቃል።

በምስሉ ላይ የምንመለከተው ጥበብና ባህልን የሚያሳይ የሶስት ጦጣዎች ወይም የሶስት ቺምፓንዚዎች ናቸው። ጦጣዎች የነሱን ምስል ሀውልት ሲሆን እነሱን የቀረጻቸው ሰው ሶ ሂ ኢዝ ጂኒየስ።

በምስሉ ላይ የምንመለክተው የማህበርዊ ሁኔታን የሚያሳይ ሲሆን በጣም ወደገጠራማው ቦታ የሚኖር የንግድ ልውውጥ ሲሆን የሚለዋውጡም በድሮ መሳሪያዎች ነው። ለምሳሌ እዚህ ጋ በምንመለክት ጊዜ ሚዛን የላቸውም። ሚዛናቸውም በራሳዎቸው በእጅ በመገመት ነው ሲሸጡት።

በምስሉ የምንመለከተዉ ብሔራዉ ተብሎ የሚጠራዉ አዲስ አበባ ቦታ ሲሆን ብሔራዊ ማለት ከሜክሲኮ የ5 ብር መንገድ ነዉ። ይህ ቦታ የብሔራዊ ቲያትር ስለሚገኝ ነዉ ብሔራዊ የተባለዉ። ይህ አንበሳ እዚያ ዋና አርማ ነዉ ማለት ነዉ። ይህ ድሮ የሚገኘዉ ነዉ። አሁን ግን ከዚያ የተሻለ አሳምረዉታል።

በምስሉ ላይ የምንመለከተው እጽዋት አበባ ያለው ሲሆን ይህ አበባ የሩዝ ከለር ያለው እጽዋት ነው። በተለይ በገጠራማ ክልል በብዛት የሚገኝ የእጽዋት እና የአበባ አይነት ነው።

ዶሮ፦ ዶሮ የቤት እንሰሳ ሲሆን እንቁላል የሚጥልልን እንሰሳ ነው። ዶሮ በደንብ የማይታጠብ እና በስነ ስርዓት የማይሰራ ከሆነ ሰርሞላ የተባል በውስጡ ይገኛል። ከዶሮ እና ከእንቁላል የቱ ከድሞ ነው የመጣው?

በዚህ ጊዜ ፋሽን ከሆኑ ነገሮች ውስጥ አንዱ ቲምበር ላንድ ነው። ቲምብር ላንድ የሚሰራው ከቆዳ ሲሆን የሚወለወለው የሚጸዳው በቤንዚን ነው። ቲምበር በዉሃ አይታጠብም። ቲምበር ላንድ የምን ሀገር ምርት ነው?